ማበረሰብና ቤተሰብ የወሎ ማህበረሰብ በጣም ተወዳጅ በፍቅር የሚታወቁ በሃይማኖት እኩልነት የሚከበሩ ሰዎች የወሎ ማህበረሰብ በመባል ይታወቃሉ።

ቤትና መኖሪያ ቤት፡- ጎጆ ቤት በጣም ትንሽ፥ ጠባብ፥ በገጠር አካባቢ የሚኖር፥ ከሳር የተሰራ የቤት ዓይነት ጎጆ ቤት ይባላል።

ጌጣጌጥ ፦ አምባር፦ አምባር በጣም የሚደንቅ ፣ ጠንካራ ፣ እጅግ ያማረ ፣ የተዋበ ፣ በእጅ ላይ የሚደረግ የእጅ ጌጥ አምባር በመባል ይታወቃል ።

ልዩ ልዩ መሳሪያዎች፦ እስክብሪቶ፦ እስክብሪቶ ደስታን፣ ሃዘንን፣ መጨነቅን ፣ መከፋትን እና የተለያዩ ሁኒታዎችን ለማስፈር የምንጠቀምበት መሳሪያ ነው።

ሙዚቃ፦ ዘመናዊ ሙዚቃ፦ ተወዳጅ፣ የሚያስገርም፣ ፍቅርን ስሜትን የሚገልጽ በዘመናዊ መልኩ የተሰራ የሙዚቃ አይነት ነው።

ሥራ የቀን ሥራ: የቀን ሥራ ለሰው ልጆች ከባድ አስቸጋሪ አስጨናቂ የሆነ የለት ተለት ጉርሳቸውን የሚያገኙበት የስራ አይነት የቀን ሥራ በመባል ይታወቃል::

ስፖርት፡ ሩጫ፦ ሩጫ በጣም አጓጊ፣ ቀልብ አንጠልጣይና የሚያስጨንቅ ተወዳጅ የሰዎች እርስ በርስ ፉክክር አይነት ሩጫ በመባል ይታወቃል።

አትክልትና ፍራፍሬዎች ፓፓዬ! ፓፓየ በመጠኑ በጣም ትልቅ የሆነ በጣዕሙ ደግሞ እጅግ የሚጣፍጥ ደስ የሚል ጣዕም ያለዉ የአትክልትና ፍራፍሬ አይነት ፓፓዬ ይባላል።

ማስታወቂያ ፦ የክፍት የስራ ማስታወቂያ ፦ ክፍት የስራ ማስታወቂያ ደስታን ፣ ተስፋን ስራ ላጡ ሰዎች የሚገልጽ ፣ የሚያበስር የማስታወቂያ አይነት ነው ።

ህግ አስከባሪ፦ ፖሊስ ፦ፖሊስ በጣም የሚፈራ ትልቅ በህዝቡ ዘንድ ተወዳጅነት ያለው የሀገሪቱን ሰላም ሁኔታ የሚያስከብር የህግ አካል ፖሊስ ይባላል።

መጠጦች አረቂ አረቂ ለሰው ልጆች የደስታ ስሜት የሚፈጥር የሚያስደስት የሰዎችን የሚያፍለቀልቅ ደስታጋ የሚያደርግ የመተጠጥ አይነት አረቂ በመባል ይታወቃል::

መዋቢያዎች ወይም የውበት መጠበቂያዎች። ሎሽን ሎሽን በጣም ተወዳጅ፣ በጣም አስፈላጊ በማህበረሰቡ ተጠቃሚነት ያለው የውበት መጠበቂያ ሎሽን በመባል ይታወቃል።

የቤት እቃዎች ሶፋ:- ሶፋ እጅግ በጣም ምቹ የሆነ ተወዳጅ የሚገርም አሰራር ያለዉ የቤት እቃ ነዉ።

ሃይማኖት የገና በዓል የደስታ፣ የፍቅር ፣ የመተሳሰብ የተለያዩ የደስታ መግለጫዎችን የምናሳይበት በኦርቶዶክስ የሚከበር የባዕል ሥነ ሥርዓት ነው።

በግብርና ክብት እርባታ በጣም አስቸጋሪ የሚያስጨንቅ በስፋት የሚዘወተር እጅግ ተወዳጅ የሆነ የግብርና ስለስርአት ክብት እርባታ በመባል ይታወቃል።

ስነህንጻ እና ግንባታው የላሊበላ ውቅር አብያተ ክርስቲያናት የደስታ፣ የፍቅርና የመተሳሰብ እንጂ አንድነትን ሁኔታ የሚገልጽ የኦርቶዶክስ ተዋህዶ የሥነ ህንፃ እና ግንባታ ስፍራ ነው።

ማስጌጥ፣ ማደስ እጅግ ማሳመር፣ ማስዋብ ፣ ማስደሰት የተለያዩ ሁኔታዎችን አይነት ጠባይ በትልቁ መልኩ መቀየር ማስዋብ ይባላል።

የቤትና የቢሮ ዕቃዎች ሶፋ እጅግ ምቹ፣ ደስ የሚል ፣ለሰዎች ተስማሚ የሆነ ፣በብዛት በቤት እና በቢሮ ዕቃዎች መካከል የሚጠቀስ ሶፋ ይባላል።

መሰረተ ልማት፦ ዉሀ፦ ውሀ በጣም አስፈላጊ ለሰው ልጆች ግድ የሆን እና የሚያስፈግ እና በብዙሀኑ የሚወደድ የውሀ መሰረተ-ልማት ዝርጋታ ነው።

ጫማዎች ነጠላ ጫማ ነጠላ ጫማ በጣም ቀላል፣ ተወዳጅ፣ ምቹ፣ በሙቀት ሰዓት የሚለብስ እጅግ ቀላል የሆነ ጫማ አይነት ነጠላ ጫማ ይባላል።

ቡና ቤቶች እና ምግብ ቤቶች፦ የሽ ቡና ቤት በጣም ተወዳጅ በህበርተሰቡ ዘንድ ብዙ ተጠቃሚ ያለው የቡና ቤት ጊወርጊስ አካባቢ የሚገኝ የቡና ቤት አይነት ነው።

መሠረታዊ አገልግሎት መንገድ ለመስራት በጣም አስቸጋሪ የተወሳሰበ የሚያስጨንቅ ሲሆን ለህብረተሰቡ ደስታን የሚፈጥር የመሰረታዊ አገልግሎት ነው።

የሱፐር ማርኬት ምርቶች:-እንዶሚ፦ እንዶሚ ለመስራት በጣም ቀላል በጣም ተወዳጅ የሆነ በጣም በአጭር ጊዜ የሚበስል ጣፋጭ በሶስት ደቂቃ የሚበስል የሱፐር ማርኬት ምርት ነው።

የቤትና የቢሮ እቃዎች ቁምሳጥን ቁምሳጥን እጅግ እረጂም የሆነ ዕቃዎችን ለመደርደር ለአጭር ሰዎች እጅግ አስቸጋሪ የሆነ በቤታችንና በቢሮአችን የምናገኘው ዕቃ ቁምሳጥን በመባል ይታወቃል ::

አትክልት እና ፍራፍሬዎች:-ሙዝ፦ ሙዝ በጣም ተወዳጅ የሆነ በአይነቱ ቢጫ ቀለም ያለው አትክልት እና ፍራፍሬ ሙዝ በመባል ይታወቃል።

ማሸኖች የቡና መፍጫ ማሽን የቡና መፍጫ ማሽን በጣም ጠቃሚ የሆነ ስራችንን የሚያቀላጥፍን እጅግ ተወዳጅ ቡናዎችን ለመፍጨት የሚያገለግለን ማሽን ነው።

ተፈጥሮ እና አካባቢ ጢስ ዓባይ :- ጢስ ዓባይ እጅግ ያማረ፣ የተዋበ፣ የሚያስደንቅ፣ የሚገርም የዓባይ ወንዝ ቦታ ጢስ ዓባይ ይባላል።

ንግድና ግብይት ሽንኩርት በጣም የተወደደ በዋጋው ውድ የሆነ ግን ለሰው ልጆች አስፈላጊ የሆነ የንግድና ግብይት ዕቃ ሽንኩርት ነው።

ዜና ሰበር ዜና በጣም አስደንጋጭ አዲስ ያልተሰሙ በጣም የሚያወዛግቡ ስሜቶችን የምንገልጽበት የዜና ዓይነት አርስተ ዜና ይባላል።

ስነ ህንጻና ግንባታ ፦የፋሲል ግንብ ፦የፋሲል ግንብ በጣም ደስ የሚል፣ እጅግ የሚያምር፣ የተዋበ የሀገራችን ታሪክ ቁልጭ አድርጎ የሚገልጽ የስነ ህንጻና ግንባታ ስፍራ ነው።

የሱፐር ማርኬት ምርቶች ። ኢንዶሚ ፡ ኢንዶሚ በጣም አስገራሚ የሚደንቅ በሶስት ደቂቃ ውስጥ ብቻ ለምግብነት የሚውል ተወዳጅ የምግብ አይነት ኢንዶሚ ይባላል ።

ማስጌጥ ማሳመር :-ማሳመር ለሰው ልጅ ፍቅርን የሚጨምር ፣ደስታን የሚሠጥ ከነበረበት ሁኔታ ወደ አዲስ ነገር የመቀየር ሁኔታ ማሳመር ወይም ማስጌጥ በመባል ይታወቃል።

መሠረታዊ ግልጋሎት መንገድ ለመስራት በጣም አስቸጋሪ ውስብስብ የሆነ እና ከባድ የሆነ የመሠረታዊ ልማት አገልግሎት ሲሆን፤ በብሔረሰቡ ዘንድ ደስታን የሚፈጥር የመሠረታዊ አገልጋሎት መንገድ ይባላል።

ባህላዊ ህክምና ፦ ስንፈተ ወሲብ ፦ ስንፈተ ወሲብ በጣም የሚያስከፋ ፣ የሚያሳዝን የህክምና አገልግሎት ሲሆን የሰው ልጅ ስልፈተ ወሲብ ሲያጋጥመው የሚደረግ ህክምና ነው ።

ባንዲራና መለያ ነጩ ባንዲራ ነጩ ባንዲራ የሰላምን የጦር አቁመን የህዝቦችን መስማማትን የጦርነትን መቆምን የሚያመለክት የባንዲራ አይነት ነጩ ባንዲራ ነው ::

ፋሽን ተነፋነፍ ሱሪ ተነፋነፍ ሱሪ የደስታ ፣የተስፈኝነትን፣ የበዓልን ስሜት የምንገልጽበት የተለመደ የሀገራችን የፋሽን አለባበስ ነው።

ሃይማኖት ። ጥቁር ልብስ ፡ ጥቁር ልብስ የሀዘንን የተለያዩ ችግሮችን የሰውን ልጅ መከፋት የሚገልጥ በሀይማኖታዊ ባህል የሚደረግ ልብስ ነው ።

ማሺኖች የቡና መፍጫ ማሽን እጅግ በጣም ፈጣን ለአጠቃቀም ቀላል የሚያስደንቅ ብዙ ተግባራትን በአጭር ጊዜ የሚፈጸምልን ተወዳጅ የቡና መፍጫ የቡና መፍጫ ማሽን ይባላል::

ማኅበረሰብ እና ቤተሰብ ። የኮንሶ ማኅበረሰብ እጅግ በጣም ጠንካራ ማኅበረሰቦች የሚያስደንቅ የእርከን ስራ ባህል ያላቸው የኮንሶ ማኅበረሰብ በመባል ይታወቃሉ ።

መሰረተ ልማት መብራት መብራት በጣም አስፈላጊ በህብረተሰቡ ዘንድ የሚጠቅም እጅግ አስፈላጊ የሆነ የመሰረተ ልማት ዝርጋታ መብራት ነው።

አርማ፦ የጦርነት አርማ፦ የጦርነት አርማ የሰውን ልጅ መጨነቅ ፣መገፋት፣ መረገጥ ከባድ ሁኔታን የሚያመለክት የአርማ አይነት የጦርነት አርማ በመባል ይታወቃል።

መሰረታዊ አገልግሎት መብራት በጣም አስፈላጊ ፣የሚደንቅ፣ ለመሥራት ከባድና አስቸጋሪ፣ የሆነ ለማህበረሰቡ ብርሃን የሚሰጥ በማህበረሰቡ ዘንድ ተወዳጅ የሆነ መሰረታዊ አገልግሎት መብራት ይባላል።

ልዩ ልዩ መሳሪያዎች አንካሴ አንካሴ በጣም ሹል የሆነ አደገኛ እጅግ ጠቃሚ የሆነ የተለያዩ ቦታዎችን ለመቆፈር የምንጠቀምበት ልዩ ልዩ መሳሪያ አንካሴ ይባላል።

ስራ የቀን ስራ የቀን ስራ እጅግ በጣም አስቸጋሪ፣ ከባድ፣ የሚያስጨንቅ የእለት ከለት ቁርስ ለማግኘት የሚሰራ የስራ አይነት የቀን ስራ ይባላል።

ፀጉር ሹርባ፡-ሹርባ የሰው ልጅ ሲደሰት፣ የፍቅር ስሜቱን ለመግለፅ ፣በአልን ሲያከብር፣ ተስፋ ሲሰማው የሚሰራው የፀጉር አይነት ሹርባ በመባል ይታወቃል።

ምግብ ጥብስ እጅግ በጣም የሚጣፍጥ ፣ በጣም የተወደደ ለህዝቦች ብዙ ተጠቃሚ ያለው እና የሚጣፍጥ የምግብ ዓይነት ጥበስ በመባል ይታወቃል።

ኤሌክትሮኒክስ አምፖል: አምፖል በጣም አስፈላጊ በጣም የሚደንቅ የሆነ አሰራር ያለው በኤሌክትሪክ ኃይል የሚሰራ ብርሃን የሚሰጠን ለሰው ልጆች በጣም አስፈላጊ የሆነ ኤሌክትሮኒክስ አምፖል ይባላል::

ስነ-ሕንፃ እና ግንባታ የሐረር ግንብ የሐረር ግንብ እጅግ የሚደንቅ ያማረ የተዋበ በሐረር አካባቢ የሚገኝ የስነ-ህንፃ ግንባታ ነው።

ሃይማኖት መውሊድ በጣም ደስ የሚል፣ ፍቅር የተሞላበት፣ በማኅበረሰቡ ተወዳጅ፣ በህብረተሰቡ አገር አቀፍ፣ የሆነ የእስልምና ሃይማኖት ባዕል መውሊድ ይባላል።

እጽዋት ባህር ዛፍ በጣም ረጅም በጣም ቀጭን ብዙ አገልግሎት ያላቸው በማህበረሰቡ ዘንድ በጣም ተወዳጅነት ያላቸው የዕዋት አይነት ባህር ዛፍ በመባል ይታወቃል።

መጓጓዣ እና ተሽከርካሪዎች፦ ባጃጅ ፦ባጃጅ በመጠኗ ትንሽ በመሆኗ የምታስጨንቅ አደገኛ ችግር ልትፈጥር የምትችል የተሽከርካሪ አይነት ነች።

ታሪክ እና መልካ-ምድር የጣና ሀይቅ፦ ደስ የሚያስበል፤ እጅግ ገራሚ የሆነ የተዋበ ለሰው ልጆች የተሰጠ በባህር ዳር የሚገኝ የተፈጥሮ ሀይቅ ነው።

ማስታወቂያ የአፋልጉኝ ማስታወቂያ የመጨነቅን ፣የመደናግጥን፣ የሃዘንን ስሜት የሚገልጽ የሰው ልጅ ሲጠፋብን የሚስተዋወቅ የማስታወቂያ አይነት የአፋልጉኝ ማስታወቂያ በመባል ይታወቃል።

ኤሌክትሮኒክስ ሞባይል:-ሞባይል የሰው ልጆችን የሀዘን ስሜት ደስታን የተለያዩ ሁኔታዎችን ለመግለፅ የምንጠቀምበት የኤሌክትሮኒክስ እቃ ሞባይል በመባል ይታወቃል።

ማኅበረሰብ እና ቤተሰብ ። የአውራምባ ማኅበረሰብ እጅግ የተወደዱ በስፋት የሚታወቁ የሴትን እና የወንድን ፃታ እኩልነት የሚያከብሩ ተወዳጅ ደስ የሚሉ ህዝቦች ናቸው ።

ማጓጓጀና ተሽከርካሪዎች ባቡር ባቡር በጣም ረጅም ትልቅ ብዙ ሰዎች የሚይዝ የሚያስደንቅ ማጓጓጃ ተሽከርካሪ ባቡር በመባል ይታወቃል።

ሃይማኖት የጥምቀት በዓል የጥምቀት በዓል የደስታ ፣ የፍቅር ፣የቦታ፣ የጨዋታ የተለያዩ ጥሩ ስሜቶች የሚታዩበት የክርስትና ሃይማኖት ባዕል ነው።

መሠረተ ልማት፦ መንገድ ለመስራት በጣም አስቸጋሪ የሚያስጨንቅ የተወሳሰበ በጣም ጊዜ የሚፈጅ ግን መሠረታዊ የሆነ የመሠረተ ልማት መንገድ ይባላል።

ጌጣጌጥ የጆሮ ጌጥ የጆሮ ጌጥ በመጠኑ በጣም ትንሽ በአይነቱ በጣም ውድና ተወዳጅ የሆነ የጌጣጌጥ አይነት ከወርቅ የሚሠራ የጆሮ ጌጥ ይባላል።

መሠረታዊ አገልግሎት፦ ጤና ጣቢያ፦ ጤና ጣቢያ በጣም አስፈላጊ በህዝብ ዘንድ በብዛት ተቀባይነት ያለው ደስ የሚል ማህበራዊ አገልግሎቱን የሚሰጥ መሠረታዊ አገልግሎት ጤና ጣቢያ በመባል ይታወቃል ።

እጽዋት ዋንዛ ዋንዛ በጣም ጠቃሚ በብዙ ስፍራ የሚገኝ የሚያስደንቅ ፍሬው የሚበላ የእጽዋት አይነት ዋንዛ በመባል ይታወቃል።

እጽዋት ዝግባ። ዝግባ በአይነቱ እጅግ በጣም ትልቅ የሆነ በጣም ግዙፍ የእጽዋት አይነት ዝግባ በመባል ይታወቃል።

ስነ-ህንፃና ግንባታ የፋሲል ግንብ:- የፋሲል ግንብ የደስታን ስሜት የሚገልጽ፥ ባህላዊ የሆነ፥ እጅግ ድንቅ፥ የሚያምር፥ በሀገራችን ኢትዮጵያ በአማራ ክልል የሚገኝ የስነ-ህንፃ ግንባታ ነው።

ዜና ። የስፖርት ዜና ፡ የስፖርት ዜና በጣም አጎጊ ደስ የሚል እጅግ ተወዳጅ የሚጠበቅ የዜና አይነት የስፖርት ዜና ይባላል ።

የቤት ዕቃዎች ቡፌ ፡-ቡፌ በጣም ትልቅ መጠን ያለው ብዙ እቃዎችን መያዝ የሚችል ለቤተሰብ የሚያስፈልግ የቤት መገልገያ ዕቃ ቡፌ ይባላል።

መዋቢያዎች ወይም የውበት መጠበቂዎች ሳሙና ሳሙና በጣም አስፈላጊ ብዙ ተጠቃሚ ያሉት አነስተኛ መጠን ያለው በዝቦች ዘንድ ተወዳጅ ውበት መጠበቂያ ሳሙና ይባላል ።

ማስጌጥ ። ማደስ ፡ ማደስ በጣም አስቸጋሪ ሲሆን ቦታዎችን አስደናቂ በሆነ ሁኔታ በሚያምር መልኩ በሚያስደስት የቀለም መቀባት ሂደት ማከናወን ነው ።

ቤት እና መኖሪያ ቤት ። ጎጆ ቤት ፡ጎጆ ቤት በመጠኑ በጣም ትንሽ የሆነ ከሩቅ አካባቢ የሚገኝ በአብዛኛው የገጠር ህዝብ የሚኖርበት የቤት አይነት ነው ።

"ስነ ህንፃና ግንባታ የላሊበላ ውቅርያአብያተ ቤተክርስቲያን፣ የላሊበላ ውቅርአብያተ ቤተክርስቲያን:- በኦርቶዶክስ ተዋህዶ ሃይማኖት የደስታ፣ የፍቅር እና የመተሳስሰብ ባህል የሚገለጽበት ስነህንፃና ግንባታ ነው።"

እስፖርት ሩጫ ሩጫ በጣም አስቸጋሪው በፉክክር የተሞላ የሚያስጨንቅ ከባድ በሰዎች መካከል የሚካሄድ የስፖርት አይነት ሩጫ ይባላል ::

ሙዚቃ ዘለሰኛ ዘለሰኛ የሀዘንን፣ የብሶትን ፣ የመጸጸትን ስሜቶች የሚገልጽልን ተወዳጅ የሚያምር የሙዚቃ ዓይነት ነው።

መጓጓዣ እና ተሽከርካሪዎች ። ባስ ፡ ባስ የሰው ልጆች ከቦታ ቦታ ሲሸጋገሩ በብስጭት በቁጣ በጭቅጭቅ የሚያሳልፉበት ብዙ ሰው የሚጭን የመኪና አይነት የመጓጓዣ አይነት ባስ ይባላል ።

ሙዚቃ ትዝታ ትዝታ ከሙዚቃ አይነቶች አንዱ ሲሆን ስሜትን ቁጭትን ወደ ኋላ ተመልሶ ለመግለጽ የሚጠቅመን የሙዚቃ አይነት ትዝታ በመባል ይታወቃል።

ጥበብና ባህል ፦ ኢሬቻ ፦ ኢሬቻ እጅግ ተወዳጅ ፣ በብዙሀን ህዝብ የሚከበር ፣ በኦሮሚያ ክልል የሚገኝ ልዩ የበዓል ስነስርዓት ኢሬቻ ይባላል ።

ፀጉር አፍሮ ፀጉር፡- አፍሮ ጸጉር በወንዶች በኩል በጣም የሚያምር እጅግ የተዋበ የፀጉር አይነት ሲሆን ፤ ፀጉርን ከፍ ከፍ በማድረግ የሚታወቅ ውብ የፀጉር አይነት ነው።

ልዩ ልዩ መሳሪያዎች፦ ፔንሳ በጣም አስገራሚ ፣ በጣም የሚደንቅ ጥቅም ያለው ፣ ተወዳጅ ፣ ባለብዙ አገልግሎት የልዩ ልዩ መሳሪያ ፔንሳ በመባል ይታወቃል ።

ግብርና አሣ እርባታ:-አሣ እርባታ የሚያስጨንቅ ከባድ የሆነ አስቸጋሪ የስራ አይነት ሲሆን አሳዎችን በማርባት የሚደረግ በማሰገር የሚደረግ ስራ ነው።

መዋቢያዎች ወይም የውበት መጠበቂያዎች ፡-ቅባት በጣም ተወዳጅ ብዙ ተጠቃሚዎች ያለው ሰውነታችንን የሚያሳምርልን በጣም የሚወደድ የውበት መጠበቂያ ቅባት ይባላል።

ማህበረሰብ እና ቤተሰብ፦ የአገው ማህበረሰብ ፦የአገው ማህበረሰብ በጣም ተወዳጅ እጅግ የተለየ ባህል ያላቸው ተወዳጅ ጭፈራ የሚያሳዩ ማህበረሰቦች ናቸው።

ጫማ ነጠላ ጫማ ነጥል ጫማ እጅግ ከፍተኛ ሙቀት በሚኖርበት ሰዓት የሙቀት ሁኔታ በሚያስቸግር ጊዜ የሚለበስ በጣም ቀላልና ለመልበስ የሚመች የጫማ አይነት ነው።

ኤሌክትሮኒክስ ሞባይል ሞባይል በጣም ተወዳጅ ፣ የሚያስደንቅ ፣ በሕዝቦች ዘንድ ደስታን ሐዘንን የተለያዩ ስሜቶችን የሚገልፅ የኤሌክትሮኒክስ እቃ ሞባይል በመባል ይታወቃል።

መሰረታዊ አገልግሎት፤ መብራት፦ መብራት እጅግ አስፈላጊ፥ ጠቃሚ የሆነ፥ ለማህበረሰቡ ደስታን የሚሰጥ የመሠረታዊ አገልገሎት ዝርጋታ መብራት ይባላል።

መጓጓዣ እና ተሽከርካሪዎች ባቡር ባቡር በመጠኑ እጅግ በጣም ትልቅ ብዛት ያላቸው ሰዎችን የሚይዝ እጅግ የሚያስደንቅ ባደን ላይ የሚሄድ የመጓጓዣ እና የተሽከርካሪ ዓይነት ነው።

ማስታወቂያ ያፋልጉኝ ማስታወቂያ የአፋልጉኝ ማስታወቂያ መጨነቅን፣ ማሰብን የሚገልጽ የሰው ልጅ ቤተሰብ ሲጠፋበት የሚያደርገው የማስታወቂያ አይነት ነው።

አርማ ፦ የሰላም አርማ ፦ የሰላም አርማ የደስተኝነትን ፣ የሰላምን ፣ የፍቅርን ፣ የጤንነትን፣ የአንድነትን የሚወክልልን የአርማ አይነት የሰላም አርማ ይባላል ።

መጠጦች ጠላ በጣምተወዳጅ በጣም ጥቁር ቀለም ያለዉ እጅግ በጣም አስካሪ የሆነ የመጠጥ አይነት በቤታችን የሚሰራ ጠላ በመባል ይታወቃል።

ቡና ቤቶችና ምግብ ቤቶች ፦ የሽ ቡና ቤት ፦ የሺ ቡና ቤት በጣም ተወዳጅ ፣ በጣም ብዙ ሰዎች የሚጠቀሙበት በባህር ዳር አካባቢ የሚገኝ የቡና ቤት ቦታ የሺ ቡና ቤት ይባላል ።

አትክልት እና ፍራፍሬዎች ኢንጆሪ ከአትክልት እና ፍራፍሬዎች ዉስጥ አንዱ ሲሆን በጣም ጣፋጭ እጅግ የሚወደድ የአትክልት እና ፍራፍሬ አይነት ኢንጆሪ ይባላል።

ህግ አስከባሪ፦ ወታደር በጣም አስቸጋሪ የሚያስጨንቅ ግን ደስ የሚል ሀገራችን የሚያስከብርልን ድንበራችን የሚያስጠብቅልን በጣም ተወዳጅ የህግ አስከባሪ አካል ነው።

ፖለቲካ የሀገራችን ፖለቲካ የሚያስጨንቅ ፣የሚያስፈራ ግን ለማህበረሰቡ ደስታን፣ ሰላምን ፣መረጋጋትን የሚፈጥር የሀገር ፖለቲካ ሀገር አቀፍ ፖለቲካ ይባላል።

ማህበርሰብ እና ቤተሰብ ፦ የአገው ማህበረሰብ፦ የአገው ማህበረሰብ በጭፈራቸው የሚታወቁ በጣም ተወዳጅ የፍቅር የደስተኛ የማህበርሰብ ክፍል ናቸው።